ይህ የምናየው የኢትዮጵያ የገጠራማዉን ክፍል የመሬት አቀማመጥ መሆኑን ያሳያል ፤ የገጠር አከባቢ መሆኑን የሚያሳየው ምክንያት በአከባቢው ምንም ቤት የሌለ መሆኑ ነው። በመሬቱ ላይ የምናያቸው የተለያዩ ቁጥቋጦዎች እና የተለያዩ ሳሮችም ይታያሉ።

ይህ ምስል የሚያሳየው የኢትዮጵያ የቀድሞ መሪ የነበሩትን ቀዳማዊ ሃይለስላሴን የሚያሳይ ሲሆን፤ ፎቶው ቀዳማዊ ሃይለስላሴ ጀነን ብለው የተነሱ ያስመስላቸዋል። ድሮም ቀዳማዊ ሃይለስላሴ ቆራጥ እንደሆኑ ይታወቃል።

ይህ የሚያሳየው አንድ አዲስ የተሰራ ቤት ወይም ደሞ ድሮ ተሰርቶ አሁን ላይ የታደሰ ቤት የማስጌጥ ስራ ነው። ከላይ እንግዲህ የተለያዩ የኤልዲ ላይቶች መብራቶች አሉ። ዙሪያውን ደግሞ የተለያዩ የተሰሩ ፍሬሞች የማስጌጫ ነገሮችም አሉ።

ይህ የምናየው ገበያ ሲሆን ገበያውም የሞስብ ተራ ይመስላል። ሰዎችን ስንመለከታቸው ደግሞ የበዓለ ዋዜማ መሆኑ ያስታውቃል። ከዛ በተጨማሪ የተለያዩ የዲዛይን አላቸው። ሞሰቡ የሚሠራውን ከተለያዩ ሰበዝ ሲሆን ሰብዙ ተቀሞም ይሰራል።

ይህ ምስል የሚያሳዬው በአንድ ገጠር አካባቢ ላይ የተሸረሸረ መሬትን ለመታደግ የሚደረግ የርብርብ ስራ ነው። በስራው ላይ የሚገኙ ሴቶች ሲሆኑ ሴቶቹ እንግዲህ በቁፈራ ላይ ናቸው። ቆፍረው እንግዲህ የተለያዩ ነገሮችን በመትከል መሬቱን ከሽርሸራ ለመታደግ እየሞከሩ ይመስላሉ።

በምስሉ ላይ የምንመለከተው የውሃ ውስጥ ውድድር ወይም ደግሞ የውሃ ውስጥ የዋና ውድድሮች ነው የተለያዩ ሰዎች በዙሪያቸው ይመለከታሉ። ምስሉ እንግዲህ የተቀረፀው ተወዳዳሪዎቹ ዘለው እየገቡ እንደሆነ ያሳያል።

ይህ በምስሁ ላይ የምንመለከተዉ የባህላዊ የኢትዮጵያ የሙዚቃ መሳሪያ ሲሆን ከበሮ ይባላል። ከበሮ የሚሰራዉ ከሚዳቋ ወይም ከተለያዩ ቆዳዎች የሚወጠር ሲሆን በእጣት እየተደበደበ የተለያየ ድምፅ ይሰጣል።

በምስሉ ላይ የሚታዩት ሶስት የአራዳ ጠርሙስ ጠርሙሶች ናቸው። ጠርሙሶቹ የተለያየ ከለር ከለር ሲኖራቸው ሁሉም የቢራ መያዣ እቃዎች ናቸው። በኢትዮጵያ እንግዲህ አራዳ የሚባለው መጠጥ የታወቀ ሲሆን በብዙ የኢትዮጵያ ክፍሎችም ተጠቃሚነቱ የሰፋ ነው።